ባህላዊ ሙዚቃ የአንድ ማህበረሰብ ልማድ እሴት ባህሎችን የተመሰረተበት የሙዚቃ ዓይነት ይሆን እንደ ብሔረሰብ የራሱ የሆነ የብሔረሰብ ሙዚቃ ይኖረዋል ማለት ነው በኢትዮጵያ ውስጥ።

የእርሻ ምክር አገልግሎት ይህ ለገበሬዎች እና ለዘመናዊ እርሻ ለሚጠቀሙም ለዘመናዊ አርሶ አደሮች ምን ማድረግ እንዳለባቸው እንዲሁም ደግሞ በመስመር እንዴት እንደሚዘሩ እንዴት ማረስ እንዳለባቸው የሚናገር ነው።

ጣና ፓርክ በጣና ሐይክ አቅራብላክ የሚገኝ ወይም የተገነባ መዝናኛ ስፍራ ሲሆን በጣም የሚያመር ውብ የሆኑ ሊደርባዎች መርከቦች ያሉት የቦታ ነው፡፡ የዚክ ቦታ ደሞ እንግዲህ በጣም ሊሉ የሆነ አይን የሚሰርቅ ቦቶች አሉ፡፡

የፖለቲካ ፓርቲ የፖለቲካ ሥልጣን ለማግኘት ወይም ደግሞ ለመጠቀም ተመሳሳይ የህይወት ዓለም ያላቸው ሰዎች ስብስብ አድርገው የሚፈጥሩት የፖለቲካ ፓርቲ ሲሆን፤ አገርን ወይንም የተለያዩ ነገሮችን ለማስተዳደር የሚጠቀሙበት ዘዴ ነው።

ዲሞክራሲ በዜጎች ነፃነት ምርጫ የመረጣቸውን በወካዮች የሚያስተዳደር መንግስት ሥነ ሥርዓት ሲሆን፤ የዚህ ነፃ ፍሰትን እንዲሆር እንዲሁም በነፃነት የመረጧቸውን መንግሥት የሚመራበት የስነስርአት ሲሆን የህዝቡን ነፃነትና የሚወክል ነው።

ነጭ ሳር ብሔራዊ ፓርክ ይህ ብዝሀ ህይወት የሚገኝበት በጣም ሰፊ ጥቅጥቅ ደኖች እና ጫካዎች የሚገኙበት ጥቅጥቅ ደን ሲሆን፤ ይህ ደግሞ ውስጥ የተለያዩ ሣር በል እፅዋቶች እንዲሁም ደግሞ፤ አቦ ሸማኔዎች ነብሮች የሚገኙበት ቦታ ነው።

ፕረዚዳንት የመንግስት የበላይ ስልጣን ወይም ደግሞ የሀገር መሪ ሆኖ የሚያገለግል ነዉ።

እግር ኳስ በሁለት ማእከል ኳሱን በእግር በመጠቀም አስቆጠር የሚደረግ የጨዋታ አይነቶች በጣም ተወዳጅ የሆነ 11 ለ 11 ሆነው ለመጫዎት የውድድር አይነት ነው። ደረጃን ይህን ስፖርት የሚወዳደሩ የለም ተወዳጅ በመሆኑ።

የቼዝ ጨዋታ ይህ ጨዋታ በደንብ ማሰብ እና መመራ መርህን የሚጠይቅ ስፖርታዊ ጨዋታ ውድድር ሲሆን በጣም የጭንቅላታችን ኃይል እና ጉልበት የሚጨምርልን በጣም ተወዳጅ የሆነ የጨዋታ አይነት ነው።

ሚኒስትሮች ምክር ቤት በጠቅላላ ሚኒስተር የሚመራው የጠቅላላ የመንግስት ስራ አስፈጻሚ የሚገኘው የሚተገበረው አካል ሲሆን እነዚህ መስሪያ ቤት የሚኒስትሮች ምክር ቤት እንግዲህ በየጊዜው የተለያዩ ስብሰባዎችና ሰነዶች አድርጎ ያጽድቃል።

መንግስት መዋቅር የመንግስት ስልጣናት ህግ አውጪ አስፈጻሚዎች የሚከፈል አደረጃጀት ህጋዊ አደረጃጀት የራሳቸውን ስልጣን ያላቸው ሰዎች

የሰነድ ማረጋገጫ ቢሮ እነዚህ ለውጭ ጉዳይ ወይም ለውስጥ ጥቅም ሰነድ ትክክለኛ የሚታይበት ቢሮ ሲሆን እነዚህ ቢሮዎች ሰነዶች የተቀመጡ ሰነዶችን በመመርመር ትክክለኛነታቸው እና ማሃተማቸውን የሚያረጋግጥ ቢሮ ነው።

የጠረጴዛ ቴኒስ ከላይ የሚደረግ የቴኒስ ጨዋታዎች ይች ክብ እና አንድ መምቻ ነገር በመጠቀም በሁለት ሰው ሆነው የሚጫወቱ ጨዋታዎች አይነት ሲሆን በየመንገዱ ጨዋታዎች ማግኘት እንችላለን።

በዓላት በየዓመቱ በአንድ ማህበረሰብ ወይንም ሀገር የሚከበሩ የደስታ የማስታወስ ቀኖች አሉ። እነዚህ ከቀናት የማህበረሰቡን እሴት ባህል በመመልከት የሚሰሩ የአይነት ናቸው።

ተቃዋሚ ፓርቲዎች እነዚህ በመንግስት ሥልታን ውስጥ ሁለት የርዎት ዓለም እሳሰብ የሚያላሙዱ ተቃራኒ የሆኑ ለህብረሰውም ተከለያየ ምርጫ የሚሰቱ የፖለቲካ ፓርቲዎች ጥርቅም ነው። እናም ደሞ የተለያያ አይዲያ በፖለቲካ ስብብስብ ያነሳሉ።

ማጎልበት ይህ የተወሰነ ሙያ ላይ ተጨማሪ ሃቅም ለመፍጠር የሚሰጥ የአጭር ጊዜ ስልጠና ሲሆን ከሁለት ወር ወይም ከሶስት ወር የማይበልጡ ስልጠናዎችን ያጠቃልላል። እንደ ኤሌክትሮኒክስ እና፣ የተለያዩ የፀጉር ስሪትን የሚያጠቃልል የሙያ አይነት ነው።

ፕሬዝዳንት የመንግት የበላይ ስልጣን ወይም ደግሞ የአገር መሪዎች የማገለግል የአንድ አገር አወቃቀር ነ ርዓት ላይ ትልቁን ኃላፊነት የሚወስድ መሪ ሲሁን ተጠቃሽ ነች

ፓስፖርት መስጫ ቢሮ የአንድ ዜግነት ሀገር ውጭ ለመጓዝ የሚያስችለውን ዓለም አቀፍ ምለያ ሰንድ የሚዘጋጅበት ቢሮ ሲሆን በሌሌሮ ላይ ሰዎች አሻራቸውን በማስንደክሳችውን አጠቃላይ መረጃቸውን ለሀገራቸው ከሰጥ በኋላ ወደ ውጭ ሀገር መሄድ እና በሥርዓት መንቀሳቀስ ይችላሉ።

ስነቃል በቃል የሚተላለፉ ታሪፎዎች ግጥሞዎች ልማዶች ጥወበችን የሚያጠቃለል የነፀል አይድን ሲሁን ይህ ስነቃል ከባህለ ባህል የሚከላላፉ ፈጣም ተወዳጊ ሆንም የባህል ዓይነት ነው ያነዋህረሰብን ሴት ይገልፃል፡፡

የሸክላ በአፈር ላይ የተላያዩ ሳኩሶችን ማሰሮ ጀበና የመስራት በአህላዊ ጥበብ ስሆን ይህ የየምሰሩ ይርመና ባረማዎች የእደጥወር ባለማዊች ተብሎ ይጠራሉ የተለያዩ ማሬጋዎችን ጀበናዎችን በዚህ እስኪ ላይ ያመርታል።

የዜግነት መታወቂያ እደሳት ይህ የጊዜ ገደቡ ያለፈ መታወቂያዎችን አደሰው ለአገግሎት የሚሰጡ የማስኬድ ሂደት ሲሆን እነዚህ በቀበሌ የመታወቂያዎች ደግሞ በናሽናል አይዲ ማንኛውም መታወቂያ አምራች ድርጅቶች ሊደረግ የሚገባው ነው።

የጤና አጠባበቅ ሲምፖዚም ይህ በጤና ባለሙያዎች መካከል ስለ አዳዲስ ሕክምእና ዘዴዎች እና መርመሪያዎች የሚቀርበበት መድረግ ሲሆን በዝህ መድረክ ላይ የዓለም አቀፍ ድርጅቶች ና ትልልቅ ዶክተሮዎች እንዲሁም ደግሞ ጉዳዊመልከተቶች ይቀርባሉ፡፡

ወይራ ፖርክ በተለይ የወራ ዛፎች ለምነት የሚታወቅበት የመዝናኛ ቦታ ሲሆን፤ እነዚህ ትላልቅ የወይራ ዛፎች ጥላ እና የተለያዩ ለምለም አድንጓዴ የመሬቶችን ስለሚፈጥሩለት በጣም የሚያምር ሳቢ የሆነ ቦታ ነው።